የባንክ ማስታወቂያ በጣም በውድድር ላይ ያለ ማስታወቂያ ነው። የባንክ ማስታወቂያዎች የራሳቸውን አብዴት ለማድረግ የሚጠቀሙበት መሳሪያ ነው። ታዋቂ የባንክ አስተዋዋቂ ሰው ማን ይባላል?

ጽድ በኢትዮጵያ በብዙ ቦታዎች ላይ የተተከለ የጽድ እጽዋት ነው። ይህ ጽድ ለብዙ ነገሮች ይጠቅማል። እንደ አልጋ፣ ቡፌ ለመስራት የምንጠቀምበት ነገር ነው። እና ወንበሮችን ለመስራት የሚያገለግለን የእጽዋት እይነት ጽድ ይባላል።

ዛጎል በተለያዩ ቦታዎች ላይ የሚደረግ የማስኬጃ ነው። ይህም በነጭ ነው ቀለሙ። እና ከተለያዩ ነገሮች ...

ሩጫ በአለም ላይ ታዋቂ የሆነ የስፖርት አይነት ነው ከእግር ኳስ ቀጥሎ የሚወደድ ስፖርት አይነት ነው ሩጫ ያው በኢትዮጵያ በጣም ታዋቂ ናት ኢትዮጵያ ታዋቂ ሯጮችን ማን ማን ይባላል?

ሩጫ በኢትዮጵያ ብሄራዊነት በየሰዓቱ የሚጠናቀቅ የስፖርት አይነት ነው። እንግዲህ በሩጫ ኢትዮጵያ ትልቅ ስም ያላት ሀገር ናት ። እንዲህ እነ አበበ ቢቂላ አሉ እንዲህ ሩጫ ስፖርት በጣም በኢትዮጵያ በኢትዮጵያ ደረጃ በጣም ከፍተኛ ቦታ አለው።

ባቂላ፦ ባቄላ እንግዲህ በኢትዮጵያ የግብርና ምርት ነው። ለኢትዮጵያ ህዝብ ማለት በጣም ጥሩ የሆነ የእህል አይነት ነው። ለሽሮ ምናምን ነገሮች የምንጠቀምንበት ነው። ለንፍሮ ለቆሎ እንጠቀማለን።

ከአድማስ ባሻገር የተባለቸው መፅሐፍ ብዙ ሰዎችን ያስተማረች እና ያዘጋጀች መፅሐፍ ስትሆን ይቺን መጽሐፍ የደረሰው እና የፃፈው ሰው ምህረት ደበበ ታዋቂው ደራሲ ይባላል ። ምህረት ደበበ እንግዲህ ብዙ ስራዎችን ሰርቷል እናውቃለን ይቺን መጽሐፍ ለእኛ ለአንባቢያን አብቅቷል ።

አዲዳስ ጫማ በዓለም ላይ ተወዳዳሪ የሆነ የጫማ ድርጅት ነው:: አዲዳስ ጫማ እንግዲህ በጣም ታዋቂ አዳዲስ እና ዘመናዊ በየጊዜው እየተቀያየሩ ያሉት ዘመናዊ የጫማ ድርጅት ነው:: ይህ የጫማ ድርጅት የት ይገኛል?

አራዲ የሚባለው አካባቢ በገዳሙ ፈረስ ቤት አካባቢ የሚገኝ መልከዓ ምድራዊ የሚያምር አቀማመጥ ያላት ደስ የምትል ቦታ ለመዝናኛነት ብዙ ሰዓት የሚቀመጡበት አራዲት ትባላለች። አራዲት በጣም የምትገርም ቦታ ናት ።

መንግስቱ ሀይለ ማርያም፦ መንግስቱ ሀይለ ማርያም ኢትዮጵያ ለ17 አመት የመራ ትላቅ መሪ ነው። መንግስቱ ሀይለ ማርያም በታሪኩ በዚያድባሬ የመጣዉን ጦር የመለሰ ታላቅ መሪ ነው።

ትምህርት ቤት ልጆጃችን እውቀት የሚቀስሙበት እና ብዙ አካባቢ ላይ ብዙ ነገር ተምረውበት ሊመጡ እና እራሳቸውን ሊያውቁበት እና እራሳቸውን ሊመሩበት የሚችል መሠረታዊ አገልግሎት ውስጥ የመጀመሪያው እና ተቀዳሚው ትምህርት ቤት ነው። ከደረጃ በታች የሚገኙ ትምህርት ቤቶች በፐርሰንት ምን ያህል ናቸው?

የዳቦ መጋገሪያ ማሽን ብዙ ግዜ ዳቦችን በብዙ በትንሽ ሰዓት ብዙ ዳቦችን እና በአንድ ግዜ ብዙ ዳቦዎችን ለማምረት የምንጠቀምበት ነው። እንግዲህ ይኽ የዳቦ ማሽን በስፋት እየተጠቀምንበት እንገኛለን። በብዛት የሚጠቀሙት ምን ምን ድርጅቶች ናቸው? ዳቦ ማሽንን

የጎንደር ቤተ መንግት በሚያምር ሁኔታ የተገነባና የታነጸ ሲሆን ይህ ቤተመንግስት ታንጸውና የተገነባው በፋሲል በአጼፋሲል የሚባለው ንጉስ ነው የታነጸውና የተገነባው እና ከዛ በኋላም ባለፉት ነገስታቶች ታንጾና ተገምብቷል።

የአየር ንብረት ዜና በሜትሮሎጅ እንደተጠናዉ እንደሆነ በአሁኑ ሰዓት ላይ ብዙ ቦታዎች ሞቃታማ የአየር ሁኔታዎች እያሳለፉ ይገኛሉ። በተለይ አዳማ፣ ሰመራ፣ ድሬ አካባቢዎች ላይ ሞቃታማ መረጃ ያሳያል ሜትሮሎጅ እንደሚያሳየዉ ከሆነ።

ጤፍ በኢትዮጵያ በጣም ተወዳጁ የግብርና እህል ነው። ወይም ከግብርና የሚገኝ ግባት ነው። ጤፍ በኢትዮጵያ ከእንጀራነት የሚውል ነው።

ጉዞ ወደ ጎንደር፦ ጎንደር ብዙ የሚጎበኙ ነገሮች አሏት። ጎንደር ስትሄዱ ደብረ-ታቦርንስ ጎንደርን፣ አዘዞን አይተው ይመጣሉ። ጎንደር ሂደው የጎንደር ቤተ-መንግስትን ሳያዩ አንዳይመጡ ።

የፊዚክስ ትምህርት የፊዚክስ ትምህርት ብዙዎችን ሰዎች ከትምህርት ውጪ ያደረጋቸው ትምህርት ነውና የፊዚክስ ትምህርት በጣም አስቸጋሪ ከሚባሉ የትምህርት ውስጥ አንዱ ነው። የፊዚክስ ትምህርትን ይማሩ እናይፈላሰፉ ይወቁ ይመራመሩ።

ሂንዱይዝም በህንድ አገር የሚታወቅ ጭፈራ በጭፈራ የሚያምኑ የሀይማኖት አይነት ነዉ። ሂንዱይዝም በጭፈራ ከሞት በኋላ ነፍስ ተፈጥራ መጣች በለዉ የሚያምኑ ሀይማኖት አይነቶች ነዉ።

የጤና ትምህርት ለሰው ልጆች አስፈላጊና መሰረታዊ የሆነ ትምህርት ነው። የጤና ትምህርት በብዙ አካባቢዎች እየተሰጠ የሚገኝም የሚሰጥም ይሆናል የጤና ትምህርት ፤ እና በጣም ታዋቂው ከጤና ትምህርቶች ዋነኛው ምንድነው?

ይህ አሚኮ ሚዲያ ኮርፖሬሽን ስለ አማራ ክልሎች የሚዘግብ የቴሌቪዥን ጣቢያ ነው። አሚኮ ዜና ስለ ኮሪደር ልማት እየተዘገበ የሚገኝ ነው፤ ኮሪደር ልማት ከተጀመረ በባህር ዳር ስንት ጊዜ ሆነው?

የአክሱም ሐውልት በጥሩ ሁኔታ የታነጸና እየተገነባ ህንጻ ነው እንዲህ የአክሱም ሐውልት። በድሮ ዘመን ኢትዮጵያ ሀያል በሆነችበት ሰአት የነበረ ሕንፃ ነው።

በየዓይነት የምግብ የሚባለው በዓይነት ብዙ ምግቦች ተሰብስበው በአንድ ላይ የሚቀመጡ ምግቦች ናቸው። እንዲህ በየዓይነት በምግብ የተለያዩ ምግቦች በአንድ ላይ ተሰብስበው በጥሩ ሁኔታ የሚቀርቡበት ዓይነት ነው።.

የባህል ሙዚቃ በኢትዮጵያ በጣም ትልቅ ቦታ የሚሰጠውና በጣም ብዙ ሰው የሚያዳምጠው ሙዚቃ ነው። ይህ የባህል ሙዚቃ በጣም ታዋቂው ቤት ቤት አካባቢ ላይ ይደመጣል ወይም ታዋቂ ሙዚቃ ሁለት ጥቀስ።

ሙዝ በጣም ጣፋጭ የሆነ የአትክልትና ፍራፍሬ ዘሮች ነው። ሙዝ በጣም እንግዲህ ተወዳጂና ሲበሉት በጣም ደስ የሚል ነው፤ ለብዙ አይነት በሽታወች የሚከላከልልን የፍራፍሬ አይነት ነው።

ሾላ የኢትዮጵያ ሀገር በቀል የሆነ የእፅዋት አይነት ነው። እንግዲህ ሾላ ለብዙ ነገሮች የሚውል የእፅዋት አይነት ነው። ሾላ ለምን ለምን ይጠቅማል?

አካባቢያችን በጥሩ ጥሩ ነገሮች በማስጌጥ አካባቢያችንን ተመራጭ እና ተፈላጊ ማድረግ ነው ፣ ተወዳጅ የሆነ ማድረግ ነው ። አካባቢያችንን በምን በምን ልናስጌጣው እንችላለን ?

ሆስፒታል ከመሰረታዊ አገልግሎቶች ውስጥ በጣም ጠቃሚው እና በጣም አስፈላጊ የሆነ የሰው ልጅ መሰረታዊ ፍላጎት ነው ። ሆስፒታል በብዙ አካባቢዎች ላይ ተደራሽ ቢሆን ተመራጭ ነው ። ሆስፒታል ለሰው ልጆች በታመሙ ሰአት የሚፈውሳቸው ቦታ ነው የሚፈወሱበት ቦታ ነው ።

የጥፍር መቁረጫ አንዱ የመዋቢያ ወይም የዉበት መጠበቂያ ነው:: እንግዲህ በጥፍር መቁረጫ ጥፍራችንን እየቆረጥን ቆሻሻችንን እንዳይገባበት ጥፍራችንን ዉስጥ የሚረዳን ጥፍር መቁረጫ ነው:: ለምሳሌ ራሱ አኔ አሁን ይዜዋለሁ::

ቤታችንን ማስጌጥ ወይም የቤታችንን ግድግዳ ማስጌጥ ምን ምን ቤታችንን ማስጌጥ በጣም ደስ በጣም ደስ የሚል ነገር ነው። ቤታችንን ማስጌጥ በጣም የሚያምር ነው እና ግድግዳችንን ስናስጌጥ ለምን ለእይታ እና ለማየት በጣም ደስ የሚል ነገር ይሆናል። ቤታችንን በምን በምን ልናስጌጠው እንችላለን?

ዋርካ የኢትዮጵያ ሀገር በቀል እፅዋት ነው። እንግዲህ ዋርካ ኢትዮጵያ ብዙ ሀገር በቀል እፅዋት አሉአት ቅጠለ ሰፋፊ ከሆኑት ዛፎቿ ደግሞ ዋርካ እና እነዋንዛ ቅጠለ ሰፋፊ ዛፎች ናቸው።

ሳርቤት፦ ሳርቤት በኢትዮጵያ ብዙ ቦታ የምትገኝ አሁን እየተቀየረ የመጣ በቆርቆሮእ የተቀየረ የመጣ ቤቱ ነው። ሳር ቤት እሳት የኢትዮጵያ ህዝብ የሚኖሩባት ቤት ናት እንግድህ ይች ሳርቤትያው ብዙ በገጠራማ አካባቢዎች የነበረበች ቤት ናት ሳር ቤጥ

ሜዳማ ቦታዎች ሜዳማ ቦታዎችወይም ዝቅተኛ ስፍራዎች መካከል በጣም ሙቀት ያለባቸው እና አርብቶ አደር የሚተዳደርባቸው ናቸው። ምክንያቱም ከፍተኛ ሳሮች መብቀል የሚችሉበት ቦታ ስለሆነ እንዲሁም ሙቀት ያለው አካባቢ ነው።

በቆሎ፦ በቆሎ ብዙ ቦታዎች ላይ የሚበቅል በኢትዮጵያ በጣም ተወዳጅና የሚገኝ የግብርና ምር ትነው። በቆሎ እንግዲህ በቆሎ በጣም ጥሩ ነው። በቆሎ እንግድህ እንትን ይበሉ።

የባህር ዳር ዩኒቨርስቲ የራሱ የሆነ አርማ ያለው ሲሆን ዓርማ ክልሎች ዩኒቨርሲቲዎች ለየት የሚያደርገው አርማ ነው። ባህር ዳር ዩኒቨርስቲ የሚታወቅበት ዋነኛው ምልክት ምንድነው አርማ ላይ ምን አለ?

ጭቃ ቤት ወይም የሳር ቤት በገጠር አካባቢ ላይ የሚኖር የሚገኝ የመኖሪያ ቤት ነው እንጂ የጭቃ ቤት የሳር ቤቶች ባህላዊ መንገድ የተሠሩና አቅም የሌላቸው ሰዎች ሊሰሩበት ይችላሉ የሚችሉበት ነውና የት አካባቢ ላይ በብዛት ይገኛሉ በብዛት የጭቃ ቤት

የእግር ኳስ ስፖርት በጣም ተወዳጅና በጣም በብዙ ሰዎችላይ ተወዳጅነት ያተርፍ ከሁላቸው ስፖርት ላይ ነው የታወቀ ስፖርት አይነት ነው። የእግር ኳስ ስፖርት ኢትዮጵያ ወይም በአማራ ክልል ውስጥ የኢትዮጵያ ፕርሜርሊግ የሚጫወት የእግር ኳስ ቡድን ማን ነው?

ቤተሰብ የአንድ ሀገር የመጀመሪያው ደረጃ ሲሆን ፤ ቤተሰብ ለአንድ ሀገር የመጀመሪያው እርከን ወይም የመጀመሪያው ደረጃ ሲሆን ቤተሰብ እነማን እነማንን ያጠቃልላል? ቤተሰብ ሲባል እነማን እነማንን ነዉ?

የባቡር ትራንስፖርት በኢትዮጵያ ውስጥ በትንሹም ቢሆን ያለ ነገር ነው ።በከተማ በተለይ አዲስአበባ ላይ ከሰፈር ሰፈር የሚሄድ የባቡር ትራንስፖርት አለ። የባቡር ትራንስፖርት እያደገ ነው ።

በኢትዮጵያ ብዙ ህግ አስከባሪ አካሎች አሉ ።ከነዚህም ፖሊሶች ናቸው። ፖሊሶች ህግ በማስከበር የሚሰማሩ የመንግስት አካላት ናቸው።

ሹርባ በኢትዮጵያ በጣም ተወዳጁና ታዋቂው ፀጉር ነው፤ ሹርባ እንግዲህ በብዙ ሴቶች የሚሠራ ፀጉር ነው ሹሩባ በወሎ የሚሠራ የፀጉር አይነት ነው፡፡

ባሁኑ ዘመን የሱሩና ሸሚዝ ፋሽኖች በጣም እየተሻሻሉ እየመጡ በአሁኑ ሰእት የሸሚዝ አለባበስ በጣም ተወዳጅ ሆኗል።

በአማራ ክልል በኦሮሞ ብሄረሰብ ዞን አስተዳደር ያሉ ማህበረሰብ በጣም ደስ የሚልና በጣም ተጫጭኖ የሚኖሩ ሰዎች ናቸው። ከኦሮሞ ወንድሞቻቸው ጋር ተቻችለው የሚኖሩ ማህበረሰቦች ናቸው። እነዚህ አካባቢዎች ከሚሴ አጣዬ ምናምን የሚባሉት ቦታዎች ናቸው።

ጀልባ በውሃ ላይ የሚጓዝ ማጓጓዣ ነው እንግዲህ ጀልባ በባህር ላይ የሚጓጓዝ ጀልባው ነው ::በባህር ዳር ከባህር ዳር ወደ ጎርጎራ በ በጀርባ ይከዳል ይህ ከባህርዳር ጎርጎራ ስንት ሰዓት ይወስዳል በጀልባ ?

ማንኪያ ማንኪያ ለማማሰያነት የምንጠቀምበት የቤት ዉስጥ እቃችን ነው:: ይህም ወጥ በምንሰራበት እና የተለያዩ ሻይም ሊሆን ይችላል ስንጠጣ ስኳሩንና ሻዩን ለማገናኘት የምንጠቀምበት መሳሪያ ነው:: ይህም የተለያዩ አገልግሎቶች አሉት::

መስኮት መስኮት እንግዲህ ለማናፈሻነት ቤቱን ብርሃነ ለመስጫነት የምንጠቀምበት ትንሽ በራፍ ማለት ናት::መስኮት እንግዲህ መስኮት በልዩ ሁኔታ ዲዛይን ከየደረገች ለቤት ዉበት እና ለብርሃን መግብያ ያገለግላል::

ጉና ተራራ በጣም ታዋቂና ብዙ ማራኪ የሆኑ ቦታዎች ነው። ጉና ተራራ በጣም ደስ የሚል በጣም ከፍተኛም ሳይባል መካከለኛ የሆነ ከፍታ ያለው ተራራ ነው። ጉና ተራራ የት አካባቢ ይገኛል?

የኢትዮጵያ አብዛኛው ማህበረሰብ ወደ አውሮፓ እና ሳውዲ አረቢያ እየተሰደዱ ይገኛሉ ።ይህ ስደት ጥሩ ነገር አይደለም ።ብዙዎቹ ወይ ባህር ላይ ቀልጠው እየቀሩ ስለሆነ ስደት ይቁም የሚል አቋም አለኝ ።እና ስደትን አቁመን በሀገራችን እንስራ።

ድመት፦ ድመት የቤት እንሰሳት ስትሆን በጣም ደስ የምትል እና ንጽህናዋን የትጠብቅ በራሷ በምትጠብቅ ደስ የምትል እና ለአይጥ አደንነት የምንጠቀምባት የእንሰሳት አይነት ናት።

ድንጋያማ ቦታ በጣም አስቸጋሪና በጣም የማይፈልጉት ቦታ ነው። ግንጋያማ አካባቢ የሆነበት ቦታ ለመኖር አዳጋች የሚሆንበት አካባቢ ነው። ድንጋያማ ቦታ ይህ ድንጋያማ ቦታ ታዋቂ ድንጋያማ ወይም ለመኖር የማይመችበት አካባቢ የት አካባቢ

ኢዜማ በኢትዮጵያ ፖለቲካ ውስጥ ብዙ የሰራ እና ለብዙ ሰዓት ተፎካካሪ ፓርቲ ሆኖ የዘለቀ የፖለቲካ ፓርቲ ነው ። ኢዜማ እንግዲህ ለኢትዮጵያ ብዙ ነገር አደርጋለሁ እያለ የሚገኝ የፖለቲካ ፓርቲ ነው ። የአሁናዊ የኢዜማ ሊቀመንበር ወይም ፕሬዝዳንት ማን ይባላል ?

የኦርቶዶክስ ተዋህዶ እምነት በኢትዮጵያ ብዙ ሰዎች ቦታ የሚሰጡት ሃይማኖት ነው ።መለያው ምንድነው?

የሱፐር ማርኬት ምርቶች በ ሱፐር በማርኬት ውስጥ የሚገኙ እና ታሸገው የሚሸጡ እና ብዙውን ሰዓት ብዙ ዋጋ ተተምኖላቸው በአንድ ላይ ተጠቅመህ የምትወጣቸው እቃዎች ናቸው።

የተፈጥሮ ሳይንስ ትምህርት በጣም ለሰው ልጂ አስፈላጊ ከመሆኑም በላይ በጣም እጂግ አስፈላጊና አስፈላጊ የሆኑ የተፈጥሮ ሳይንስ ትምህርት እንደነፊዚክስ፣ ኬሚስትሪ ያሉት ትምህርቶች በጣም አስፈላጊ ናቸው። አነዚህ ትምህርቶች ምን ምን ፊልድ ያካትታሉ?

የልብስ ፋሽን በኢትዮጵያ ላይ እየተዘወተረ ያለ ፋሽን ነው። የልብስ ፋሽን ልብሶችን እያማረከ ወይም እያሳመረ ያለ ፋሽን ነው። በየትኞቹ የልብስ ፋሽን ላይ ነው አሁን በጣም በትኩረት እየተስራ ያለው?

የቡና ንግድ በኢትዮጵያ ላይ ታዋቂና ተፈላጊ የሆነ ነው እንግዲህ ቡና በኢትዮጵያ ውስጥ የተገኘ አካል ነውና እንግዲህ የቡና ንግድ ኢትዮጵያን ያስወቀባት ነውና የኢትዮጵያ ንግድ የቡና ንግድ በቡና የታወቀች ሀገር ናት ኢትዮጵያ በብዙ የሀገራቶች የምትልክ አንደኛ ሀገር ናት ::

አካባቢያችንን ማስጌጥ አካባቢያችንን ስናስጌጥ እንግዲህ በብዙ አይነት ነገር ልናስጌጥ እንችላለን። ቆሻሻዎችን በመጥረግ እና ቆሻሻዎችን ከአካባቢያችን ላይ አርቀን በመጣልና አትክልቶችን ወይም ደግሞ እጽዋቶችን በመትከል አካባቢያችንን ማስጌጥ እንችላለን።

በየአይነት የምግብ ዓይነት፡ ያው ብዙ ምግቦች ባንድ ላይ የተጠራቅመው የሚቀሩበት የአትክልቶች ድንች፣ ምስር ምናምን ምናምን ሌላ ነገሮችም የተለያዩ ምግቦች በአንድ ላይ የሚቀርቡበት አይነት ነው። እና ምርጥ የምግብ ቤት አይነት።

ጃካራንዳ ሆቴል በባህር ዳር የሚገኝ በጣም ተወዳጅና ቅንጡ የሆነ ሆቴል ነው። ጃካራንዳ ሆቴል በባህር ዳር አለ የተባለ ብዙ ታላላቅ ሰዎች የሚገቡበት እና ተመራጭ ተወዳጅ ምግባቸው በጣም ጣፋጭና መጠጣቸውም ቢሆን ተወዳዳሪ የሌለበት ምግብ ቤት

ውሃ በኢትዮጵያ ውሃና መብራት በትንሽ ከተሞች ብዙም ያልተሰራጩ መሰረተ ልማቶች ያልደረሱባቸው። እንግድ ውሃና መብራት ጥሩ የሚባሉ መሰረተ ልማት መሆን አለባቸው እና መድረስም አለባቸው በየአካባቢው። መሰረተ ልማት አስፈላጊ ነው በኢትዮጵያ።

ጎንደር ዩኒቨርሲቲ የራሱ የሆነ አርማ ያለውና የራሱ የሆነ መለያ ያለው እንግዲህ ጎንደር ዩኒቨርስቲ ላይ ያለው አርማ ምንም የሚገልጽ ወይም ምንን የሚያመላክት ምልክት ነው ያለው።

ጠላ በኢትዮጵያ ብዙ ቦታዎች የሚጠጣ እና ብዙ ሰዎች ሊጠጡት የሚችሉት ወይም የሚጠጡት መጠጥ ነው። ጠላ እንግዲህ ከጌሾ እና ከብቅል ከሚባል የሚዘጋጅ ነው እንግዲህ ጠላ ጥሩ መጠጥ ነው።

የህፃናት አልሚ ምግቦች ፦ የህፃናት አልሚ ምግቦችን ከሱፐርማርኬት ገዝተን እንጠቀማቸዋለን ። እንዲሁም ህጻናቶቻችን በቫይታሚን ፣ በማዕድናት እንዲያድጉ ፣ እንዲዳብሩ ያደርጋል ። እናም ይህንን መግዛት እንችላለን ።

ነብር የዱር እንሰሳ ሲሆን ነብር ብዙ ሰዓት በጀግንነቱ የሚታወቅና በፈጣንነቱና በቀልጣፋነቱ የሚታወቅ የዱር እንስሳ ነው ነብር ከአንበሳ ቀጥሎ የጫካው ንጉስ ነው!

የመንገድ ዳር መብራቶች በአሁኑ ሰዓት በየከተማዎች ላይ በደና ሁኔታ እየተሰሩ ነዉ። እነዚህ መሰረተ ልማቶችን ማጠናከር መጠበቅ እና መንከባከብ የዜግነት ኃላፊነታችን ነዉ።

ንጉሰ ነገስት ንጉሰ ነገስት ሀይለ ስላሴ ኢትዮጵያን ለብዙ ሰአት የመራ ንጉስ ነው። ይህ ንጉስ ለኢትዮጵያ ብዙ ነገሮች አድርጓል። ንጉስ ሀይለ ስላሴ በኢትዮጵያ ጥሩ ነበሩ።

የውሃ ችግርና የመብራት ችግር በኢትዮጵያ ውስጥ ከቅርብ ጊዜ ወዲህ እየተፈታ እየመጣ ነው እነዚህ መሰረተ ልማቶች ለሰው ልጆች በጣም አስፈላጊ እና አስፈላጊ ናቸው ፤ እነዚህ መሰረተ ልማቶች ለማሟላት ምን ምን ያስፈልገናል?

አባይ ባስ:- አባይ ባስ በአሁኑ ሰዓት በጣም በፍጥነቱ እና በምቾቱ የተስማማ የባስ አይነት ነዉ። ዘመናዊ ተደርጎ የመጣ ባስ ነዉ። እንግዲህ አባይ ባስ የተሻለ ነገር ነዉ። ከበፊቶቹ እና በአባይ ባስ ይጓዙ! በአባይ ባስ ይምጡ ይሂዱ!

(አብን) አማራ ብሔራዊ ክልላዊ ንቅናቄ ስለ አማራ ሁኔታዎችና ስለ አማራ የሚያስብና የሚቆረቆር የአማራ የፖለቲካ ፓርቲ ነው። የአብን የአሁንዊ የሊቀመንበር ማን ይባላል?

የባህል ሙዚቃ በጣም በጣም ብዙ ባህላዊ መንገድ የሚደመጥ እና በብዙ ሰዎች የሚደመጥና ለመዝናናት የምንጠቀሙ የባህል ሙዚቃ ይባላል ታዋቂ የባህል ሙዚቃ የማን ሙዚቃ ነው።

የጉልበት ስራ በጣም አድካሚና በጣም አሰልቺ የሆነ የስራ አይነት ነው ። የጉልበት ስራ ብዙ ሰዎች የማይመርጡት እና የማይወደድ የስራ አይነት ነው ። ከባድ የጉልበት ስራ የሚባል ምንድነው ?

ነታሸገ ዉኃ በሱፐርማርኬት የምናገኘዉ ዉኃ ነገር ሲሆን ይህ ምርት በሱፐርማርኬት ማግኘቱ ለእኛ እንደ ዋስትና ነገር ይሆነናል። ያዉ እንግዲህ ሱፐርማርኬቶች እራሳቸዉን ለማነቃቃት ሲሉ ወይም እራሳቸዉን ከእንትን ለማግለል ሲሉ ጥሩ ዉኃ ያቀርባሉ።

የኢትዮጵያ አርማ ከሌሎች ለየት የሚያደርግበት የአርማው ምልክት የራሱ የሆነ መገለጫ አለው። የኢትዮጵያ አርማ አረንጓዴ ቢጫ ቀይ ነው።

እስልምና ሃይማኖት በኢትዮጵያ ውስጥ ብዙ ተከታይ ያለው እና የራሱ የሆነ ዘይቤ ያለው የሃይማኖት ስነስረአት ነው። እንግዲህ እስልምና ሃይማኖት በኢትዮጵያ ውስጥ ብዙ አከባቢዎች የእስልምና ሀይማኖትን ያከብራሉ ፤ ተቻችሎ እና ተከባብሮ መኖርን የሚያስተምር ሃይማኖት ነው። በመቼ አመተ ምህረት ኢትዮጵያ ውስጥ ገባ?

ላይፍቦይ ሳሙና ላይፍቦይ ሳሙና በጣም ተወዳጅ እና ተመርጭ የሆነ በብዙ ሰዎች ላይ የምንጠቀመው ሳሙና ነው። እንግዲህ ላይፍቦይ ብዙ ሰዎች አድናቆትን ያበረከተ እና ብዙ ማስታውቂያ የተሰራበት ሳሙና ነው እንግዲህ ላይፍቦይ የመሰረተው ድርጅት ከየት ነው?

ቲክ ቶክ በአሁኑ ሰዓት የኢትዮጵያን ወጣት እያበላሸውና እያመከነው ያለው የማህበራዊ ሚድያ ችግር ነው። ቲክ ቶክ የሚባለው ማህበራዊ ሚዲያ ላይ ብዙ ሰዎችን ቢጠቅማቸውም አብዛኃኛው ብዙ ሰዎችን እየጎዳ ያለ የማህበራዊ ሚዲያ ነው።

ሽሮ እንጀራ በሽሮ በጣም የኢትዮጵያ የቀን ተቀን ምግብ ሲሆን፤ ሽሮ የኢትዮጵያ ንጉስ በመባል ይታወቃል እና እንጀራ በሽሮ የኢትዮጵያ ህዝብ በጣም በአብዛኛው የሚጠቀመው የምግብ አይነት ነው። ለሽሮ ምግብነት የሚሆኑ የእህል አይነቶች ምን ምን ናቸው?

ውሻ በጣም ተወዳጅ የቤት እንስሳ ነው። ውሻ ያው በታማኝነቱ የሚታወቅ እና ሌባን ለመቆጣጠር ወይም ለዘበኛነት የምንጠቀመው ነው። ውሻ በጣም ታዋቂ የሆነበት ባህሪው ምንድነው?

ቢራ ቢራ በብዙ ፋብሪካዎች እየተመረተ የሚገኝ እና በብዙ አካባቢዎች ላይ በብዙ ሰዎች የሚጠጣ ነው። ቢራን ለማዘጋጀት የምንጠቀማቸው ግብአቶች ምን ምን ናቸው?

ብልፅግና ያው እንደስሙ በልፅጊያለው እያለ እየቀጠለ ያለው የብልፅግና ፓርቲ በኢትዮጵያ ላይ አሁን ኢትዮጵያን እየገዛ ያለው ወይም ከሌሎች ፓርቲዎች በላይ ያለ ፓርቲ ነው። እንግዲህ ብልፅግና ዋናው መሪያችን ነው። እንግዲህ የብልፅግና ፕሬዝደንት ማን ይባላል?

የስፖርት ዜና በጣም በብዙ በማንኛቸውም በብዙ የዜና ጣቢያዎች የሚተላለፍ ሲሆን፤ የስፖርት ዜና ተወዳጅ እና ብዙ አድማጭ ብዙ ተመልካች የሚያገኝ የዜና አይነት ነው። እንግዲህ ታዋቂ የስፖርት ዜና ጋዜጠኛ ማን ይባላል?

የእጅ ቀለበት የእጅ ቀለበት ከጌጣጌጥ አይነቶች ዉስጥ የሚመደብ የጌጣጌጥ አይነት ነው። የእጅ ቀለበት እንግዲህ ከተለያየ ማእድናቶች የሚሰራ ቀለበት ነው። ከምን ከምን ማእድናቶች ይሰራል?

ህዋሃት በኢትዮጵያ ፖለቲካ ውስጥ አደፋራሽ እና አበጣባጭ የሆነ ፖለቲካ ነው። የህዋሃት ሊቀመንበር ማን ይባላል?

የቡና ንግድ በኢትዮጵያ በጣም ታዋቂውና በጣም ተወዳጁ በጣም ተፈላጊው የሆነ ምርት ነው። ብዙ አስመጭ እና ብዙ ላኪዎች አሉ የቡና ምርትን ወደ ውጭ ሃገራት የሚልኩ እነዚህ የቡና ምርትን ወደ ውጭ የሚልኩ ድርጅቶች እነማን ናቸው?

የሱፍ ፋሽን:- የሱፍ ፋሽን በአሁኑ ሰዓት በጣም በዘመናዊ መልክ እና በጣም በተደራጀ ሁኔታ ብዙ አይነት ዲዛይኖች እየተሰራ የመጣ የፋሽን አይነት ነዉ። ታዋቂ የሱፍ አሰፋፍ ወይም የሱፍ ስፌት ምን ይባላል?

ጎመን ከአትክልት አይነቶች ውስጥ ከሚመደብ ውስጥ ነው። እና ጎመን ብዙ ሰው የሚመገበውና በዙሰው ወዶትና ፈቅዶት የሚጣፍጠው የምግብ አይነት ነው። እንግዲህ ሀበሻ ጎመን ምናምን የሚባሉ ጎመኖች አሉ። ያው ጎመን በዋናነት የሚበቅለው የት አካባቢ ነው?

የግድግዳ ጌጣጌጦች በጣም ቤትን ልያሳምሩ እና ግድግዳ ላይ የቤትን ውበትን የሚሰጡ የጌጣጌጥ አይነቶች ናቸው። ግድግዳ ላይ ሲሰቀሉ ወይም ሲለጠፉ በጣም ደስታን የሚፈጥሩ ጌጣጌጦች ናቸው። ግድግዳ ላይ ምን ምን ልናስጌጥ እንችላለን።

ካቶሊክ ክርስትና ሃይማኖት በኢትዮጵያ እይተተገበረ እና ብዙ ትንሽ አማኞች ያሉት ሃይማኖት ነው። ይህ ካቶሊክ ሃይማኖት በተለይ አዲሳበባ አካባቢ ላይ እና ከተማ አካባቢዎች ላይ የሚገኝ ሃይማኖት ነው። ይህ ካቶሊክ ሃይማኖት ወደ ኢትዮጵያ መቸ ገባ?

መረብ ኳስ ያው እንግዲ በኢትዮጵያ ብዙም ባይታወቅም እንደ እግር ኳስ ግን ብዙ አካባቢዎች ላይ የሚታወቅ የስፖርት አይነት ነው። መረብ ኳስ ለ 6 6 ሆነው የሚጫወቱበት ነው። እንግዲህ መረብ ኳስ እንግዲህ ኢትዮጵያ መረብ ኳስ ቡድን ለመጨረሻ ጊዜ መቼ ነው ውጪ የተጫወተው?

የአገው ባህል በጣም ደስ የሚልና በጣም የሚያምር ባህር ሲሆን የአገው ባህል ነጭ ልብስ ለብሰው የቀይ ጃኖ ያለበት አለባበስ ነው ጥላ አይነት ነገር የሚይዙ ከሸምበቆ አይነት የሚሰራ እና አገው የት ይገኛል?

ምጣድ ፦ ምጣድ እንግዲህ ከቤት ዕቃዎች ውስጥ ዋነኛውና የመጀመሪያው የሚጠቀሱ ዕቃዎች ውስጥ ምጣድ ነው ። ምጣድ ከምን ይሰራል ?

ቲቪ ወይም ቴሌቪዥን በቤት ውስጥ ካሉ እቃዎች ውስጥ የመጀመሪያው እና በጣም ብዙ ሰዎች ውስጥ ያለ በከተማ አካባቢዎች ቤቶች ላይ የሚገኝ የቤት እቃ ነው። ቴሌቪዝን፤ ታዋቂ የቴሌቪዥን ፕሮግራም ጥቀሱ።

ጠላ በኢትዮጵያ በጣም ተወዳጅ እና ብዙ ሰዉ የሚጠቀመዉ የመጠጥ አይነት ነዉ። ጠላ በጣም የሚጣፍጥ እና ጥቁር እና ነጭ መልክ ያለዉ በየአካባቢዉ የተለየ መልክ ያለዉ የመጠጥ አይነት ነዉ። ጠላ መቼ መጠጣት ተጀመረ?

የጎጃም ባህል በጣም የሚያምርና በጣም ደስ የሚል የባህል አይነት ነው ፤ ያው ጎጃም ላይ ብዙ አይነት ባህሎች ይካሄዳሉ በብዙ አካባቢዎች የተለያዩ ባህሎች ፤ በየወረዳዎች ላይ የተለያዩ አይነት ባህሎች አሉ ጎጃም በታዋቂነት የሚታወቅበት የባህል አይነት ምንድነው?

ፀጉር የፀጉር አይነት ሁኖ ኖርማል ፦ ኖርማል ወንድ ልጆች ላይ የሚያምር እና ደስ የሚል የፀጉር እስታይል ነው ። ኖርማል ስታይል በኢትዮጵያ የተጀመረው መቼ ነው ?

የንፅህና መጠበቂያ ቁሳቁሶች በሱፐር ማርኬት ውስጥ የምናገኛቸውና ብዙውን ሰአት ሰውነታችንን የሰውነታችን ውበት የሰውነታችን ጠረን የምንጠብቅበት ናቸው ሳሙና ምናምን። ታዋቂ የሳሙና አይነቶችና ታዋቂ የሎሽን አይነቶች እነማን ናቸው?

ምሳር ምሳር በጣም ለሰው ልሆች አስፈላጊ የሆነ መሳሪያ ነው። ያለ ምሳር መኖር ሁላ ይከብዳል፤ እና ምሳር የሚሰራበት ከምንድን ነው?

የአማራ ሚዲያ ኮርፖሬሽን የቀጥታ ስድስት ሰዓት ዜና ነው። ይህ ቀጥታ ከደሴ ስቱዲዮ የሚተላለፈው ስለ ኮምቦልቻ መሰረተ ልማት የሚያጠነጥን የልማት አይነት ነው። እንግዲህ ኮምቦልቻ በምን ያህል ደረጃ ላይ አሁን ትገኛለች?

የወሎ ባህል በጣም በብዙ አካባቢ የሚታወቅና የሚገኝ ደረጃ የሚገኝና ወሎ ያው በፍቅር የሚታወቀ ማህበረሰብ ነው። ታዋቂ የወሎ የአለባበስ ስታይል ምን ይባላል?

ኮሪደር ልማት ለከተሞች መስፋፋት ወይም ደግሞ ለከተሞች ውበት የሚሰጥ የልማት አይነት ነው ኮሪደር ልማት በሁሉም ተለቅተለቅ ባሉ ከተሞች ላይ እየተገበረ የሚገኝ የኮሪደር ልማት ነው። የኮንደር ልማትን ማን ነው ያስጀመረው